ምስሉ የሚያሳየው ቅቤ ሲሆን ቅቤ ወተቱ ከተገፋ በኋላ የሚገኝ የወተት ተዋጽኦ ነው። ምስሉ የሚያሳየው ያልተነጠረ አልጫ ቅቤን ነው።

የአማራ ብሄራዊ ንቅንቄ አብን የሚለው ማለት ነው ፤ የርሱ መለያ አርማው ማለት ነው ምልክቱ የፓርቲው የራሱ ምልክት የሚያመለክት ነው። ፓርቲውን ለመግለጽ የተጠቀሙት የራሱ መለያ

በስምሉ ላይ የሚታየው የእምነት አባቶች ናቸው የኢትዮጵያ ኦርቶዶክስ ተዋህዶ ጳጳሳት ፣ ፓትሪያልኩ እና ታላላቅ አባቶች ናቸው ፤ አቡነ ማቲያስ አሉ ከመሃል ሆነው እንዲሁም ሌሎች የእምነት አባቶች አንድ ላይ ሆነው

በምስሉ ላይ እንደሚታየዉ ያዉ ታቦተ ህግ ሲወጣ ለጥምቀት ወይም በጉዞ ላይ እያለ የሚደረግ ስነ-ስርዓት ነዉ። ነጋሪት እየተመታ ነዉ። መለከት ይነፋል። ከኋላ ደግሞ ታቦተ ህጉን የተሸከሙ ካህናት አሉ። ከመሀከል ላይ መዘምራን እንዲሁም ማህበረ ቅዱሳን ይታያሉ ማለት ነዉ።

የቀን ሰራተኞች ወይም በጉልበታቸው ሰርተው የሚተዳደሩ ሰዎች የሚገፏት ጋሬ ናት።

በምስሉ እንደምናየው የፍራፍሬዎች እና አትክልት መሸጫ ነው ፤ ፍራፍሬዎቹ አሉ እና ብርቱካን አይነት ነገሮች፣ ሙዝም አለ፣ ለሎችም አሉበት፣ የፍራፍሬ መሸጫ ቦታ ፤ ባንድላይ ያለ ማለት ነው።

በምስሉ ላይ የምናየው የጊቢ ላይ የሚኖር ወይም አንዳንድ ቦታዎች ላይ የሚኖር ካፌ ነው የምግብ መመገቢያ አዳራሽ ማለት ነው። ተማሪዎች ምግባችንን ምንመገብበት አዳራሽ ይባላል ካፌ።

በአማራ ክልል የሚገኙ ፋኖዎች ምስል ነዉ። ማዲጎ ፍቅሩ ይባላል ከፊት ያለዉ። ከጎንም እንዲሁ የእሱ ጓደኞች ናቸዉ። ፋኖ ነዉ። አለባብሳቸዉ መሳሪያ ይዘዋል። እንዲሁም የአፍሮ ፀጉር አላቸዉ።

በዚህ የሚታየው አበባ ነው አበባ ፈንድቆ የአበባ ምልክት ነው። ከታች መቀመጫዎች አሉ። ከወዲ ደግሞ የአጥር ምልክትም ይታያል በአጠቃላይ አበባዎች ናቸዉ ከተማ ላይ ያለ ግቢ ነው።

የሃይማኖት በዓላትና ሥርዓቶች አማኞች እምነታቸውን እንዲያድሱና ማህበረሰባቸውን እንዲያጠናክሩ ያግዛሉ።

በምስሉ ላይ የሚታየው የሞተር ሳይክሎች አንድ ላይ ናቸው። ያሉበ ማለት ነው። የሚሸጡ የሞተር ሳይክሎች ተሰባስበው ነው ማለት ነው። ሞተር ሳይክል ይባላሉ። ዘመናዊ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች።

በምስሉ የሚታየው በወሎ አካባቢ የሚገኝ ሰውነትን የማጠን ሂደት ነው። በምስሉ የሚታየው በቃ ማጠን ነው።

በምስሉ ላይ እንደሚታየው የኢትዮጵያን ባንዲራ የያዘ ሰው አለ ከታች ደግሞ የአባይ በረሃ አለ፤ የአባይ ወንዝ አለ ከነ በረሃው ማለት ነው። በረሃዉም አለ ወንዙ ከታች አለ እሱም የሚያመላክተው ብዙ ትርጉም አለው።

በምስሉ እንደሚታዬው ዝጎራ የሚል ፅሁፍ አለ። ዝጎራ የሚለው የመፅሀፉ ሽፋን የላይኛው ሽፋኑ የስግራ መፅሀፍ ሽፋኑ የሱ ምልክት ነው።

በምስሉ ላይ የሚታየው የሙዝ ፍሬ ገና ያላፈራ በእንትንነቱ ሳያፈራ ማለት ነው የእሱ የሙዝ ፍሬ ምልክት ይታያል ስብስብ ማለት ነው። እሱ እንትን ተብሎ ባንድላይ ተጠራቅሞ ይደበታል ወይም አንድ ላይ ከተደረገ በኋላ።

በምስሉ እንደሚታየው የኢትዮጵያ ኦርቶዶክስ ተዋሕዶ የእምነት አባቶች ካህናት አሉ። ወረብ የሚባለውን ምስጋና ወይም ዝማሬ በማቅረብ ላይ ይገኛሉ። ጸናጽል ይዘዋል ከበሮ መቋሚያ አለ። ሌሎች አልባሳትን ለብሰው ዝማሬ እያቀረቡ ወረብ እያቀረቡ

እንደሚታዬው ከተማው የባህርዳር ከተማ ነው። ባህርዳር በአማራ ክልል የምትገኝ እሷ ከተማ ውስጥ ያለ በጥምቀት በአል ታቦተ ህጉን ካህናቶች እንዲሁም ህዝቡታቦቱን በማጀብ ወደ ባህረ ጥምቀቱ በመጓዝ ላይ እያለ።